ቴሌግራም የሚባል ማህበራዊ ሚዲያ መጠቀሚያ መተግበሪያ አለ ይህም መተግበሪያ በአማራ ክልል በሚገኘው በባህር ዳር ዩኒቨርስቲ ውስጥ ተማሪዎች መረጃ ለመለዋወጥ በብዛት የሚጠቀሙበት መተግበሪያ ነው ።

የሃይማኖታዊ ጉዞ ይህ የሀይማኖታዊ ጉዞ ከተለያዩ ቤተክርስቲያናት ገዳማት የሚደረጉ ነው ይህም ጉዞ በጾም ወቅት በክብረ በዓላት ወቅት ሊደረግ ይችላል እንዲሁም የአስተምህሮት ጉባኤ ሲሆን ይደረጋል።

የዘር ፖለቲካ አሁን በአገራችን ላይ ባለዉ ሁኔታ ላይ የዘር ፖለቲካ በብዛት ይስተዋላል። ይህም የዘር ፖለቲካ ሀገሪቱን ወደ ኋላ እየመለሰ እድገቷን እየገታዉ እንደሆነ ይታያል። ወገን ከወገን እያጫረሰ እንደሆነ ይታያል።

በባህር ዳር ከተማ 12 የልጆች መዝናኛና መናፈሻ ቦታዎች አሉ ለምሳሌ የአክል በሆም ለአንድና ሳፋሪ ሞል የሚገኙ ምጫወቻና መናፈሻዎች አሉ የተለያዩ ህጻናትን የሚያስደስቱ መጫወቻሉ እንዲሁም የመዋኘ ገንዳዎች አሉ።

የኮንዶሚኒየም የመኖሪያ ቤት በመንግስት የሚሠራ ወይም ደግሞ ማህበረሰቡ ተደራጅቶ የሚሰራው ሲሆን የጋራ መኖርያ ቤት ነው እስከ አራተኛ ድረስ ሊይዝ ይችላል። አራተኛ ፎቅ ላይ የተለያዩ ቤቶች ሊኖሩ ይችላሉ።

የመኖሪያ ቤት ኪራይ ወደተለያዩ ትልልቅ ከተሞች ሂደው የሚማሩ ተማሪዎች ዶርም የምትባል አንዲት ክፍል ተከራይተው ይኖራሉ። እሱም በሰዎች መኖሪያ ቤት ግቢ ውስጥ ነው ተጠግተው የሚኖሩ።

በአማራ ክልል በተለያዩ አካባቢዎች ሽፈራው የሚባል ወይም ደግሞ በእንግሊዝኛው "ሞሪንጋ" የሚባል ዛፍ ይበቅላል ። ይህን ዛፍ ለብዙ ነገሮች ፣ ለብዙ በሽታዎች መድኃኒት ነው ተብሎ ይታሰባል ። ሽፈራው ቅጠሉ ደርቆ እንደሻይ የሚጠጣ ወይም እንደሌሎች ነገሮች የሚጠቀም

በአማራ ክልል የምትገኘዉ በባህርዳር ከተማ አሁን የተለያዩ የቡና ቤቶች ዉስጥ ትልልቅ የቡና መቁያ ማሽኖች እየታዩ ይገኛሉ። በብዛት ቡና ቡዙ ኪሎ የሚቆሉ ሲሆን እና ታሽጎ ይሸጣሉ። እና ማሽኑ ጊዜን እና ጉልበትን ይቆጥባል።

ይህ በምስሉ ላይ የምንመለከታው ከጥንት ጀምሮ የኢትዮጵያ እናቶች የተለያዩ የጽዋቶችን ና ክሮችን በመጠቀም የሚሰሩት የቃማስቀ መጫ ሙዳይ ነው።

የአየር ወቅት ትንተና ዜና አለ። ይህም ዜና ለቀጣይ ለሚመጡ ቀናቶች የከተማዋ የአየር ሁኔታ እንዴት እንደሚውል አቅጣጫ የሚያስቀምጡ ዜናዎች ናቸው።

ሶፋ የቤት እና የቢሮ እቃዎች ዉስጥ እንመድበዋለን:: ሶፋ በቢሮ ዉስጥ እንግዳ ለመቀበል ያገለግላል:: በቤት ዉስጥ ደግሞ የቴሌቭዥን ማያ ክፍል ዉስጥ ሊቀመጥ የሚችል እንግዳ ማስተናገድ የሚችል ከወንበርነት ትንሽ ምቾት ያለው በስፖንጅ የተሰራ መቀመጫ ነው ::

በአማራ ክልል በብዛት የሚታወቅ ዋሽንት የሚባል መሳሪያ አለ ።የትንፋሽ መሳሪያ ሲሆን ትንፋሻችንን እና የእጃችን ጣቶችን መጠቀም የምንጫወትበት የትንፋሽ መሳሪያ ነው ።እንዲሁም በብዙ ሙዚቃዎች ላይ ተገልጿል ይሄ መሳሪያ

የአይሮፕላን መጓጓዣዎች ፦የአይሮፕላን መጓጓዣ በሀገራችን ኢትዮጵያ ከተለያዩ ዋና ዋና ከተሞች ተነስቶ ወደ አዲስአበባ እንዲሁም ደግሞ ከተለያዩ ከተሞች ተነስቶ በአዲስአበባ አድርጎ ወደተለያዩ ሌሎች ከተሞች በረራን ያካሂዳል።

በኢትዮጵያ ከምትገኘው ከአማራ ክልል ቆንጆዎች ከተማ ከምትባለው ደሴ ከተማ ላይ የተነሳ ምስል ነው። ደሴ ቆንጆ ገራገር ናቸው። ጥሩ ማህበረሰብ ናቸው ተብለውም የወራላቸዋል እንዲጉም ቆንጆ መአዛ ያለው እጣን ወይም ጭስ ሲገለገሉ ዪታወቃሉ።

የሆነ እድሜ ላይ ቤት ወይም የመተኛ ክፍልን መኝታ ቤትን ማስጊጥ ወይም ማስዋብ እንደ ፋሽን የነበረበት ጊዜ ነበር። አሁንም አለ ይሄ የማስጊጥ ስራ ቀለም በመቀባት ሊሆን ይችላል የተለያዩ ሪፖርተሮችን በመለጠፍ ሊሆን ይችላል። በናንተ ጊዜ እንዴት ነበር ያለፈው?

ፀጉርን ማስጌጥ በወንዶች ጊዜ የፀጉራቸውን መጨረሻ መስመር ቅርጽ በማስወጣት ፀጉራቸውን ያስጌጣሉ ሴቶች ደግሞ ፀጉራቸውን በመተኮስ፥ በማስያዝ እንዲሁም ደግሞ ፍሪዝ በማድረግ ራሳቸውን ያስጌጣሉ።

ጥሬ የሚበሉና ለተለያዩ ምግቦች ማጣፈጫነት የሚያገለግሉ የዕፅዋት ክፍሎች።

በገበያ አካባቢ የምንሰማቸው ማስታወቂያ ለምሳሌ ቦንዳ ሻጭ ነጋዴዎች እየጮኹ በአካባቢያቸው ያሉትን ነጋዴዎች ሻጭና ገዥዎችን ለመጥራት ይሞክራሉ። ለምሳሌ፦ በአምሳ ብር በአምሳ ብር፤ በአስር ብር በአስር ብር እያሉ ትኩረት ለመሳብ ወይም ደግሞ ለማስተዋወቅ ይጥራሉ።

በአማራ ክልል የምትገኘው ባህር ዳር ከተማ በውበቷ የምትታወቅ መንገዶቿ ዳር በሚገኙት ዘንባባዎቿ በጣም ታዋቂ ናት።

በአማራ ክልል በጣም የሚታወቅ የፈረስ ጎግስ እንዲሁም የፈረስ ግልቢያ ውድድር አለ። በተለይ በአገው ማህበረሰብ በጣም ታዋቂ ነው። በተለይ በፈረስ ውድድር በጣም የአማራ ክልል በምትገኘው በአገው ብሄረሰቦች ውስጥ በጣም ታዋቂ.

በአማራ ክልል ሙጢ የሚባል እንስሳ አለ። ይሄ እንስሳ የዱር እንስሳ ሲሆን ሲመሽ ግን ሰዎች በሚኖሩበት አካባቢ መጥቶ ዶሮዎችን በመብላት በመንጠቅ ይታወቃል። የድመት ዘር ሆኖ በጣም ጅራቱ ረጅም ነው።

የሶራ ባህላዊ አለባበስ የሶራ ባህላዊ አለባበስ በብዛት በወሎ አካባቢ የሚለበስ ሲሆን አረንጓዴ ቁምጣና ሸሚዝ ነው የሚደረገው ላይ አረንጓዴ ቢጫ ቀይ ኢትዮጵያ አርማ ይኖርበታል። ከዛም አልፎ ደግሞ የተለያዩ ነጭ ቁልፎች ይለጥፉበታል።

የእጅ ሞባይል በኤሌክትሪክ ተደርጎ የሚሰራ ሲሆን በውስጡ በጣም የተለያዩ መተግበሪያዎች አሉት ከዛም ዋና ዋናዎቹ ለመደወል የሚያገለግል ካላንደር የሚሰሩ እንዲሁም ቁጥር የሚደመሩ የሚቀንሱ።

በተለያዩ ከተሞች የመንገድ ዳር ውሻዎች በብዛት ይታያሉ፥ ባለቤት የሌላቸው ወይም ደሞ ውጪ የሚያድሩ፥ መንገድ የሚያድሩ ውሻዎች አሉ እነዚ ውሻዎች የሚንከባከባቸው አካል የለም መኪና ይገጫቸዋል፥ ጉዳት ይደርስባቸዋል።

የማስታወቂያ ዓይነቶች እንደ ቴሌቪዥን፣ ሬዲዮ፣ ጋዜጣ፣ መጽሔት፣ በይነመረብና የውጪ ማስታወቂያ (ቢልቦርድ) ይለያያሉ።

ሰበር ዜና የሚል ዜና አይነት አለ። ይህም የዜና አይነት በአጋጣሚ ወይም አዲስ ክስተት የሆነ የማይጠበቅ ዓይነት የሆነ ነገር ልክ የቴሌቪዥን ጣቢያዎች ባላሰቡት ሰዓት የደረሳቸውን ልክ በደረሳቸው ሰዓት የሚያቀርቡት የዜና ዓይነት ነው።

የሀበሻ ክልል በአብዛኛው በአማራ ክልል ብዛት ይመረጣል ይመረታል እንዲሁም እናቶቻችን ቆንጆ አድርገው ሰርተው ለምግብነት በተለይ በፆም ወቅት የሚዘወትርቆንጆ ምግብ ነው እንዲሁ በፍስክ ወቅት ደግሞ ከሥጋ ጋራ እና ከክትፎ ጋር አብሮ ይቀርባል ::

የካምፕ መኖርያዎች በተለያየ የስራ አጋጣሚ ላልተወሰነ ጊዜ እንደ አከባቢ ላይ መቆየት ያለባቸው ሰዎች ካምፕ ውስጥ ይኖራሉ ።ይህም ካምፕ የሚዘረጋላቸው በዛ አካባቢ ላልተወሰነ ጊዜ ስለሚቆዩ ላልተወሰነ ጊዜ ለመኖሪያ አገልግሎት እንዲያገለግላቸው ነው።

በአማራ ክልል የተለያዩ ጸጉር ቤቶች የሴት ጸጉር ቤቶች መጽሄቶችና ጋዜጣዎች ሴቶች በሚሰሩበት ወቅት ጊዜያቸውን ሰጥተው እንዲያነቡአቸው በብዛት ይቀመጣሉ። የተለያዩ አይነት የውበት ጋዜጣዎች እንዲሁም የፋሽን ጋዜጣዎች ይቀመጣሉ።

በአማራ ክልል የሚገኘው የሀገሪቱ አለመረጋጋት በዚህ ምክንያት የተለያዩ ሰዎች ለስደት ተጋልጠዋል በተለይ በወሎ አካባቢ እህት ወንድሞቻችን ተፈናቅለው ወደተለያዩ ክልል ከተሞች በመሰደድ ለልመና ተዳርገው ይታያሉ።

የአንድ ሀገር ፖለቲካ በህገ መንግስት ይመራል ህገ መንግቷም የተለያዩ አይነት ሊኖረው ይችላል እንደ ሀገሩ ለምሳሌ የኛ ሀገር በፓርላማ የተመሠረተ ነው ሌሎች ሀገሮች ደግሞ በፕሬዚዳንት የተመሰረተ ሊሆን ይችላል።

የአማራ ክልል በባህር ዳር ከተማ በልዩ ስሙ ወይም ቀበሌ 16 ተብሎ በሚጠራው እንዲሁም ቀበሌ 3 ተብሎ በሚጠራው አካባቢ የዎይጦ ማህበረሰብ እንደሚኖር ይታወቃል።

የኮምፒውተር እንድሁም ሌሎች ኤሌክትሮኒክስ እቃዎች አሉ። በቤት ውስጥም ሆነ በቢሮ እቃዎች ዝርዝር ውስጥ በቢሮ እቃዎች ውስጥ ትልቅ ሞኒተሮች ደስክቶፖች ይኖራሉ። እነዚህ ስራን ለማቀላጠፍ የሚያገለግሉ ናቸው።

በአማራ ክልል ወይም ደግሞ በሰሜኒቱ የአገራችን ክፍል ላይ የሚገኙ ማህበረሰቦች ወይም ደግሞ በአማራ ክልል እና በትግራይ ክልል መገንጠያ አካባቢ የሚገኙ ማህበረሰቦች ከሁለቱ ማህበረሰብ የተቀላቀሉ ሲሆን በብዛት ተዋልደዉ ይገኛሉ።

የተባይ ወይም የቢንቢ ማጥፊያ አለ። የሜዳ ቴኒስ ማጫወቻ ኪራኬት የሚመስል የኤሌክትሪክ ፓወርን በመጠቀም ቢንቢዎችን ነፍሳቶችን የሚገድል ኤሌክትሮኒክስ ነው።

ወደጤና ተቋማት እርጉዞችን እንዲሁም ድንገተኛ አደጋ የደረሰባቸውን ሰዎች የመውሰድ አገልግሎት ወይም ደግሞ የአምቡላንስ መሰረታዊ አገልግሎቶች በአሁን አሁን በሃገራችን በተለያዩ ከተሞች እየተለመደ እና በጣም እየተበረታታ እየታገዘ የመጣ ስራ ነው።

በአማራ ክልል አሁን እየታየ ባለው ወቅታዊ የአየር ሁኔታ ፤ ፀሐዩ ጠንከር ያለ ስለሆነ የውበት መጠበቂያ ወይም ደግሞ መስዋቢያ፥ የፀሐይ መከላከያ ክሬሞች በብዛት ገበያው ላይ እየታዩ ይገኛሉ።

በአማራ ክልል በባህርዳር ከተማ የተለያዩ የጣና ሀይቅ ሊገባባቸው የሚችል ቦታዎች ላይ መንግስት የጓሮ አትክልት በሚል መርህ ለተለያዩ ግለሰቦች የጓሮ አትክልት ማርቢያ ማሳደጊያ ቦታ ይሰጣል።

የብር ጌጣጌጥ የብር ጌጣጌጥ በብዛት በክልላችን ብዙ ሰው ሲያደርገው ይታያል። ይሄም የብር ጌጣጌጥ የአንገት ጌጥ ሊሆን ይችላል የጆሮ ጌጥ ሊሆን ይችላል እንዲሁም እጅ ላይ የሚደረግ ብራዝሌት ሊሆን ይችላል። በዋጋው ከወርቅ አነስተኛ ነው።

የተለያዩ የትምህርት ቤቶች የሚውሉ የህንጻ ግንባታዎች አሉ እነዚህ የህንፃ ግንባታዎች የተለያዩ የመማሪያ ክፍሎችን በአንድ ላይ ያዋቀሩ የተለያየ ብዛት ፎቅ ያላቸው ሲሆኑ ለመማር ማስተማሩ ምቹ ተደርገው የተሰሩ ናቸው።

የሸቀጣሸቀጥ ሱቅ ከዋናዉ ከአከፋፋዮች ተረክበዉ በየሰፈሩ ከገበያ አነስ ያለ ትንንሽ ሱቆች በየሰፈሩ ይታያሉ። እነዚህም ስኳር፣ ዘይት፣ የተለያዩ ብስኩቶች፣ ጨፌ ከሰል በመያዝ ለህብረተሰቡ ተደራሽ ያደርጋሉ።

የባህላዊ ህክምና ጊዜዋ ተብላ የምትጠራ ቅጠል አለች። ለድንገተኛ ህመም እንድሆን በሽታዎች የምታገለግል ቅጠልናት። ተጨምቃ በቡና ወይም በሻይ የምትጠጣ ናት። ስለጊዜዋ መድሃኒት ጠቀሜታ ሰምቶ የሚያውቅ ሰው አለ?

በብዙ የአማራ ክልል ከተሞች እንዲሁም በአማራ ክልል ዙሪያ የሚገኙ ከተሞች የዶሮ ወይም የዶሮ እርባታ አለ:: ዶሮ በአብዛኛው ቤት ዉስጥ ትገኛለች:: ለምግብነት እንዲሁም ለእንቁላል ንግድ ታገለግላለች::

በአማራ ክልል በምትገኘው ባህር ዳር ከተማ ከ አባይ ማዶ ተብሎ ከሚጠራው የከተማ ስፍራ ወደ እዚህኛው ወደ ሰሜናዊ ወይም ደግሞ ወደ አየር ማረፊያው የሚመጣው መስመር የሚያገናኝ ድልዲ እየተሰራ ይገኛል።

የልብስ ማጠቢያ ማሽን የእናቶቻችንን ድካም እየቀነሰ የቀረፈ ማሽን ነው። ይህም ልብስ ከማጠብ ጀምሮ እስከ መጭመቅ እንዲሁም አድርቆ እስከመስጠት ድረስ ያለውን ስራ ይሰራልናል። ይህም በጣም ጊዜ እና ወጪ ቆጣቢ ነው።

ግብርና የተለያየ አይነት ግብርና አለ። የከብት እርባታም ከግብርና ነው የሚቆጠረው የከብት እርባታ ላሞችን በማደለብ ለወተት ለማለብ እና እንዲሁም ላሞችን ሸጦ ለመጠቀም ያገለግላል። የትኛው አትራፊ ይመስላችኋል?

በአማራ ክልል በምትገኘው ባህርዳር ከተማ በዋናው ቅዱስ ጊዮርጊስ ቤተ ክርስቲያን ላይ የሀይማኖት መሪ አባት የሆኑ አባ ማዳበሪያ የሚባሉ አባት አሉ። እኒህም አባት የሚታወቁት ልብስ ባለመልስ ማዳበሪያን ለብሰው ቤተክርስቲያን በማሠራት እና ወጣቱን በማስተማር ነው።

ሰው በሰው የሚሰራ ማስታወቂያ ወይም ደግሞ አንድ ተጠቃሚ ሌላ ተጠቃሚን ይዞ ሲመጣ የሚሰራ ማስታወቂያ ወይም ደግሞ አንድ ደምበኛችን በስራችን በግልጋሎታችን ከረካ ሌላ ደንበኛ ይዞልን የሚመጣበት መንገድ ነው።

ክትፎ አሰራሩ የተፈጨ ስጋ ይኖርና ቅመም እንዲሁም ሚጥሚጣ ከዚያም አልፎ ደግሞ ቅቤ ተደርጎበት ተማስሎ ከተዋሀደ በኋላ የተፈጨዉን ስጋ እዚያ ዉስጥ ጨምሮ በደንብ ማዋሀድ ነዉ። ከዚያ በእንጀራ ይበላል።

ዘመናዊ ንግድ በአማራ ክልል በተለያዩ ከተሞች እየታየ ይገኛል በባንክ ግብይት መፈጸም በዲጂታል መርኩ እንዲሁም በቴሌቨር በኢትዮ ቴሌኮም አማካኝነት ንግድ ሲቀላጠፍ እየታየ ነው።

የወይን ጠጅ መጠጥ የወይን ጠጅ መጠጥ እያደረ ጣዕሙ የሚጨምር መጠጥ ሲሆን ይህም ከወይን ፍሬ የሚሰራ ሲሆን በብዛት በመቀመጡ ያልቃል የአልኮል መጠኑ እየጨመረ የሚሄድ ቆንጆ መጠጥ ነው።

የአማራ ክልል የምትገኘው በባህርዳር ከተማ ከፍ ብላ የምትገኝ ወረታ የምትባል ከተማ አለች ይችም ወረታ የምትባል ከተማ የተለያዩ ሰብሎች በማምረት ትታወቃለች እንድሁም ከጎንደር ባህርዳር ስንመጣ በሷ ጋር አልፈን የምንመጣባት ከተማ ናት

የአማራ ልዩ ሃይል መለዮ ነፃ ያለ ሬንጀር ሲሆን ከዛ አልፎ ደግሞ መለያው ላይ የእርግብ ምልክት ያለበት አርማ ትክሻቸው ላይ የሚያደርጉ የህግ አስከባሪዎች ናቸው ።

በአማራ ክልል በጎንደር አካባቢ የሚለበስ የጎንደር ባህላዊ ቀሚስ አለ። ይህም ቀሚስ ጥለት ከትከሻው ላይ ያለው ፣ሶስት የመስቀል ውርድ ያለው ሲሆን በጣም የሚያምርና ሳቢ ነው ።

የበርበሬ ምርት የጥሬ በርበሬ ንግድ ወይም ደግሞ ገና ሳይፈጭ ያለውን የበርበሬ የቃርያውን ቅጠል የሚሸጥበት ቦታ አለ። እንዲሁም ደግሞ ተፈጭቶ ዱቄቱ ያለቀለት ባልትናው የሚሸጥበት ቦታ አለ። እናተ የትኛውን በርበሬ ነው የምትጠቀሙ?

በባህርዳር ከተማ ትንሽ ወጣ ብላ የምትገኝ ጢስ አባይ የምትባል ከተማ አለች። የጢስ አባይ ከተማ የጢስ አባይ ወይም የአባይ ፏፏቴ የያዘች ከተማ ስትሆን፤ ማህበረሰቡ ከቱሪዝሙ ጋር አብሮ በመኖር የእንግሊዘኛ ቋንቋን ጥሩ ያዳበረ እንዲሁም የቱሪስትን ገቢ የሚጠቀም ማህበረሰብ ነው።

አቃቤ ህግ አቃቤ ህግ ህግን የሚያስከብር ስራ ነው የሚሰራው ይሄም ወንጀለኛ ተከሶ በፖሊስ ከመጣለት ቡሃላ መዝገቡን ይዞ የሚያስከስሠው ከህገመንግስቱ ጋር እያጣቀሰ ለፍርድ ቤት የሚያቀርብ የስራ መስክ ነው።

በአማራ ክልል በምትገኘው ባህርዳር ከተማ ጣና ሀይቅን ተመስርቶ የአሳ ምግብ ሽያጭ አለ ሚካኤል በሚባል ልዩ ስሙ ቦታ የአሳ ንግድ አለ አሳው በጥሬው በኪሎው ይሸጣል። ከዛ ውጭም በስሎ እንደ ዱለት እንድሁም እንደሸክላ ተሰርቶ ይሸጣል።

በአማራ ክልል በምትገኘው በጎንደር ከተማ ተወልዶ ያደገው ማድንጎ አፈወርቅ የሚያቀነቅናቸው ግሩም ሙዚቃዎች አሉ ማድንጎ አፈወርቅ አሁን በህይወት የለም ግን ስራዎቹ ህያው ናቸው። ከነዚህም ሙዚቃዎች ውስጥ ስለ ጎንደርና ስለ ኢትዮጵያ ከለቀቋቸው በጣም ተወዳጅነት አግኝተዋል

አማራ ክልል እየተሰራ በሚገኘው የኮሪደር ልማቱ በህንጻዎች ላይ ተመሳሳይ ወጥ የሆነ ከለር ቀለም እንድቀባ መንግስት ትዛዝ ባስተላለፈው መሠረት በባህርዳር ከተማ ነጭና ውሃ ሰማያዊ ቀለም እንድቀቡ ህንጻዎች ታዘዋል።

አሁን አሁን በኢንተርኔት ወይም ደግሞ ዩቱብ ላይ የሚገኙ ዜናዎች የዉሸት ዜናዎች ሆነዉ ወላጆቻችን ትንሽ የኢንተርኔት ግንዛቤ የሌላቸዉ ሰዎች ሁሉንም ነገር በማመን የሚታይ ክፍተት ወይም ችግር አለ።